ዜና የተለያዩ አይነት ነገሮች የሚጠዘገቡበት ነው። የዓለም አሁናዊ ሁኔታ ፣የኢትዮጵያን ሁኔታ ሊሆን ይችላል ፤በተለያዩ ዓይነት አዳዲስ ክስተቶች ሊሆኑ ይችላሉ፤ ይህ የሚዘገቡበትና የስፖርታዊ ጉዳዮች የሚወራበት ነው።

ከምግብ ቤቶች መካከል ለምሳሌ ደብረ ብርሃን ውስጥ የሚገኘውን ጌት ፋን ሆቴል መውሰድ እንችላለን እዚህ ሆቴል ውስጥ የተለያዩ አይነት ምግቦችን መጠጦችን ትኩስ ለስላሳ ሊሆን ይችላል የፈለግናቸውን ነገሮች የምናገኝበት ነው። በትእዛዛችን መሰረት የምናገኝበት ቤት ነው።

የተለያዩ አይነት የቤት እቃዎች አሉ። ከእነዚህም የቤት እቃዎች መካከል ፍሪጅን ወይም ማቀዝቀዣን መዉሰድ እንችላለን። የተለያዩ አይነት ምግቦችን ሊሆን ይችላል። ፍራፍሬዎችን ሊሆን ይችላል። አትክልቶችን ሊሆን ይችላል። የምናቀዘቅዝበት እና እንዳይበላሽ የምናቆይበት ነዉ።

ፋሽን የምንለው አሁን ላይ ያለውንና በፊት ላይ ያለውን የምናወዳድርበት ነው በፊት ላይ ያለው አሁን ተሻሽሎ ሲመጣ እያደገ ሲመጣ ነው የተለያዩ አይነት ልብሶች ዘመናዊውን ከባህላዊ በመጠቀም እያቀለቀልን የተለያዩ አይነት ፋሽን ድዛይኖችን እንሰራለን።

የተለያዩ የተሽከርካሪዎች አሉ ከነዚህ ይመካከል ሲኖን መጥቀስ እንችላለን የተለያዩ ክብደት ያላቸው እንቃዎችን ከአንድ ቦታ ወደ አንድ ቦታ የሚጓጉዝ ነው። ከባባድ ሊሆን ይችላል ብረቶችን ከአንድ ቦታ ወደ ሌላ ቦታ ይዘው የሚጓጉዝ የተሽከርካሪ አይነት ነው።

የተለያዩ አይነት የሱፐር ማርኬት ምርቶች አሉ ከእነዚያም ምክክር አንከር ወተት መውሰድ እንችላለን አንከር ወተት በፈሳሽ መልክ ሊሆን ይችላል በዱቄት መልክ ሊሆን ይችላል የምናገኘው የሱፐር ማርኬት ምርት ነው። እነዚህን ስንጠቀም ደግሞ ቀናቸውን መመልከት ያስፈልጋል።

የተለያዩ አይነት የቤት እቃዎች አሉ። ከነዚህም መካከል ፍሪጅን መውሰድ እንችላለን። ፍሪጅ የተለያዩ አይነት አትክልቶች፣ ፍራፍሬዎች፣ ሊበላሹ የሚችሉ ምግቦችን የምናስቀምጥበት የቤት ዕቃ ነው።

ፖለቲካ ለአንድ ሀገር ህልውና ዋና የሆነ ነገር ነው። በሀገራችን ሀገራችን ዕድገትና አለማደግ ዋናው የሆነ ስር የሆነ መሰረት ነው። እንደምንመለከተው አሁን አገራችንን በመምራት ላይ ያለው የብልጽግና የፖለቲካ ፓርቲ ነው። ይህም የተለያዩ ዓይነት ሥራዎችን እየሠራ ይገኛል።

የተለያዩ አይነት ማህበራዊ ሚዲያዎች አሉ። ከነዚህም መካከል ዩቲዩብን መውሰድ እንችላለን። ይህ ማህበራዊ ሚዲያ የተለያዩ ትኩስ ዜናዎች ሊሆኑ ይችላሉ ፊልሞችን፣ ድራማዎችን ፣የተለያዩ አይነት መዝናኛዎችን የምናገኝበት የማህበራዊ ሚዲያ አይነት ነው።

የቤት እንስሳቶች አሉ። ከእነዚህ የቤት እንስሳት መካከል ዶሮን መዉሰድ እንችላለን። ዶሮ ዘርፈ ብዙ ጠቀሜታ ያላት የቤት አሰንስሳ ነዉ። እንደሚታወቀዉ ስጋዋ ለምግብነት ይዉላል ከዚል በተጨማሪም እንቁላልን ትሰጠናለች ማለት ነዉ ዶሮ።

የተለያዩ ቦታዎችን የልደት ቦታዎችን ሊሆን ይችላል፤ የሰርግ፣ የሽምግልና ድግሶች በሚደገሱበት ጊዜ አበባዎችን በመጠቀም እነዚህን ቦታዎች ማስጌጥ እና ማስዋብ እንችላለን። በተጨማሪ ቤት እና አካባቢያችንን ማስዋብ እንችላለን።

ማስታወቂያ በተለያዩ ቴሌቪኖች የሚተላለፍ ሊሆን ይችላል በተለያዩ ቦርዶች ላይ ተጽፎ የምናገኘው ሊሆን ይችላል በሬድዮ የሚተላለፍ ሆኖ ልናገኘው እንችላለን የተለያዩ የስራ ነገሮች ሊተላለፉበት ይችላሉ አሰሪና ሰሪውን የሚያገናኙ ማለት ነዉ።

ከታዋቂ መሪዎች መካከል አጼ ቴዎድሮስን መውሰድ እንችላለን። አጼ ቴዎድሮስ ጎንደር ቋራ ውስጥ ነው የተወለዱት። የተለያዩ ዓይነት ሰዎችን የሰሩ መሪ ናቸው። በተለይም ደግሞ ኢትዮጵያን አንድ ለማድረግ ብዙ መስዋዕትነት የከፈሉ መሪ ናቸው።

የቤት ዕቃዎች አሉ ።ከእነዚህም መካከል ጠረንቤዛን መውሰድ እንችላለን። የምግብ ጠረጴዛ የተለያዩ አይነት ምግቦችን አስቀምጠን ደርድረን ከቤተሰቦች ጋር ከጓደኞች ጋር ሰብሰብ ብለን ማእድ የምንቆደስበት የእንጨት ስራ ውጤት ነው።

የተለያዩ አይነት ኤሌክትሮኒክስ ውጤቶች አሉ። ከነዚህም መካከል ፍሪጅ ወይም ማቀዝቀዣ መውሰድ እንችላለን። የተለያዩ አይነት ምግቦችን፣ መጠጦችን፣ ፍራፍሬ አትክልቶችን ፣በአጭር ሊበላሹ የሚችሉ ምግቦችን እንዳይበላሹ የምናስቀምጥበት ነው።

ኢትዮጵያ ብዙ አይነት ጥበቦች አሏት። ከነዚህም መካከል ላሊበላ ውቅር አብያተክርስቲያንን ብንወስድ ከአንድ ወጥ አለት ተፈልፍሎ የተሰራ ነው። በውስጡ አስራ አንድ አብያተክርስቲያናቶችን የያዘ ነው። ይህ ደግሞ ታላቅ የሆነ አስደናቂ የሆነ ጥበብ ነው።

ከስራ ዘርፎች መካከል የህክምና የስራ ዘርፍ መውሰድ እንችላለን የተለያዩ ሰዎችን የምንፈውስበት ነው የተለያዩ ታማሚ ሰዎች ሊመጡ ይችላሉ። የጤና እክል ያጋጠማቸው ሰዎች ሊመጡ ይችላሉ ስለዚህ እነዚህን የምናድንበት ወይም የምንፈውስበት የስራ ዘርፍ ነው።

ከሀይማኖቶች መካከል የእስልምና ሀይማኖት መዉሰድ እንችላለን። የእስልምና ሀይማኖት መስራች ነብዩ ሙሐመድ ነዉ። ነብዩ ሙሐመድ ይህንን አስተምሮ ሲያደርግ ብዙ አይነት ተቃዉሞዎች ገጥመዉታል። ቢሆንም ግን ይህንን ተቃዉሞ ችሎ እምነቱን ማስፋፋት ችሏል።

አበባ የተለያዩ ቤቶችን ሊሆን ይችላል ፕሮግራሞችን ሊሆን ይችላል ሰፈራችን ሊሆን ይችላል ቤታችንን ሊሆን ይችላል የምናስውብበትና የምናደምቅበት የእጽዋት አይነት ነው በቀላሉ መንገድ እቤት በመትከልም ሊገኝ ይችላል

የተለያዩ አይነት የዉበት መጠበቂያዎች መካከል ሰንሲልክ ሻምቦና ኮንዲሽነር መዉሰድ እንችላለን። ለፀጉራችን ዉበት መጠበቂያ ጤንነት ሊሆን ይችላል ለእድገቱ ጥሩ የሆነ ነዉ ይሄ ሰንሲልክ ሻምፖና ኮንዲሽነር ነዉ።

የተለያዩ አይነት የኤሌክትሮኒክስ ውጤቶች አሉ ከነዚህም መካከል ማቀዝቀዣ መውሰድ እንችላለን ይህ የተለያዩ አይነት ፍራፍሬዎችን እና ትክልቶች ሊሆኑ ይችላሉ ና የተለያዩ የሚበላሹ አይነት ምግቦችን ና ልናስቀምጥበት የምንችል አይነት ነው።

ፖለቲካ ለአንድ ሃገር ህልውና ወሳኝ የሆነ ነገር ነው። ለአንድ ሃገር እድገት መኖር እና አለመኖር ወሳኝ የሆነ ነገር ነው። አሁን ላይ እንደምንመለከተው የብልጽግና የፖለቲካ ፓርቲ ነው ሃገራችንን እየመራ ያለው ብዙ አይነት ፕሮጀክቶች እየተሰሩ ነው። የተለያዩ አይነት ስራዎች በእድገት ላይ ይገኛሉ።

የተለያዩ አይነት ማህበራዊ ሚዲያዎችን መውሰድ እንችላለን ከነዚህ ማህበራዊ ሚዲያዎች መካከል ዩቲዩብን ብንወስድ የተለያዩ አይነት ፊልሞች ሙዚቃዎች ዜናዎች ሊሆኑ ይችላሉ አዳድስ የሆኑ መረጃዎች የተለያዩ የፈለግናቸው ነገሮች የምናገኝበት ማህበራዊ ሚዲያ ነው።

ማስታወቂያ የተለያዩ አይነት ሁፎች የሚሰፍሩበት ሰሌዳ ነው አሰሪና ሰሪዎችን የሚያገናኝ የፅሁፍ ሰሌዳ ነው ሰሪዎች እነዚህን ሰሌዳዎች ሄደው በመንበብ አሰሪዎቻቸው ጋር በመሄድ ይቀጠራሉ ማለት ነው።

ምግብ ቤቶች አሉ። ከእነዚህ መካከል ደብረ ብርሃን የሚገኘዉን በርኖስ ሆቴልን መዉሰድ እንችላለን። በርኖስ ሆቴል የተለያዩ ምግቦችን መጠጦችን የምናገኝበት ቤት ነዉ። እንደፈለግነዉ በትዛዛችን በፈለግነዉ መልክ የሚቀርብበት ቤት ነዉ።

ከሃይማኖት በመካከል የእስልምና ሃይማኖትን ብንወስድ የእስልምና ሃይማኖት መስራች ነብዩ መሀመድ ነው። ነብዩ መሀመድ ይህንን እምነት አስተምህሮ ሲያደርጉ ከኩረሽ ከሚባሉ ህዝቦች ተቃውሞ ገጥሟቸዋል ግን ይሄንን ተቋቁመው ሃይማኖትን ማስፋፋት ችለዋል።

ማስታወቂያ የተለያዩ አይነት ጽሑፎች የሚሰፍርበት ሰሌዳ ነው የተለያዩ የስራ ጽሑፎች ሊሆኑ ይችላሉ የተለያዩ አይነት ጽሑፎች የሚሰፍሩበት ሰሌዳ ሰሪና አሰሪዎችን የሚያገናኝ ነው። ሰሪዎቹ ይህንን ሰሌዳ አንብበው አሰሪዎቻቸው ጋር በመሄድ ይቀጠራሉ ማለት ነው።

አርማ የአንድ ነገር መወከያ ወይም ደግሞ መለያ የሆነ ነገር ነው። ከዚህም መካከል የኢትዮጵያ አርማ መውሰድ እንችላለን የኢትዮጵያ አርማ አረንጓዴ ቢጫ ቀይ ቀለማቶችን የያዘ አርማ ነው ያላት ይህንንም ደግሞ ኢትዮጵያ መሆኗን መታወቂያ እና መለያ ነው።

የተለያዩ አይነት ተሽከርካሪዎች አሉ ከእነዚህም መካከል ሲኖን መውሰድ እንችላለን ሲኖ የተለያዩ ከባባድ የሆኑ እቃዎችን ጭነን ከአንድ ቦታ ወደ ሌላ ቦታ የምኖስድበት የተሽከርካሪ አይነት ነው ከነዚህም መካከል ስሚንቶ ሊሆን ይችላል የተለያዩ ክብደት ያላቸውን እቃዎች የምንጭንበት ነው።